ሲኦሲ ዓላማና አስፈላጊነት የስራ ዕድል ማስፋት ያለው ጠቀሜታ ሲኦሲ ያለፈ ሰው የስራ ብቁነት ማረጋገጫ ምስክርነት ወረቀት ስለሚያገኝ በቀጥታ ወደ ስራ ገበያው እንዲቀላቀል ወይም የራሱ ስራ እንዲጀምር እድል ይፈጥራል።

የዩኒቨርሲቲ ትምህርት አወቃቀር አላማው በትምህርት ዘርፍ አዲስ እውቀት የሚጨምር ጥልቅ ምርምርና ግኝት ለማድረግ ራስ ማድረግ ነው ይህ ከከፍተኛ ደረጃ የምርምር መሪ ለመሆን የሚያስችል ነው።

አይሲቲ በትምህርት ላይ ካላቸው ጠቀሜታዎች የተግባር ትግባሮች ፕሮጀክቶች አንዱ ነው በዚህ ውስጥ የዳታ ትንተና ልምምዶችን ይሰጣል ማለትም በኤክሲ በመጠቀም ከትምህርት ቤቱ ጋር የተያያዘ ቀላል ዳታ ለምሳሌ ተማሪዎች ውጤት ነው ማብራራት ይችላል

አጠቃላይ ትምህርት ቤት ከሚሰጣቸው የትምህርት ደረጃዎች ሁለተኛ ደረጃ ትምህርት ቤት አንዱን የክፍል ደረጃው ከ 9ኛ እስከ አስረኛ ክፍል ሲሆን የእድሜ ገምቶ 15 እስከ 16 አመት ነው። ዋናው መሰረታዊ ዓላማው የትምህርት ዘረቦችን ማጠናከር ነው።

ልዩ ፍላጎት ትምህርት በኢትዮጵያ የትምህርት ስርአት በደራሽነት እና አካታችነትን ለማረጋገጥ ትልቅ ትኩረት የተሰጠዉ ዘርፍ ነዉ።

የሲወሲ አላማ እና አስፈላጊነት የብቃት ማረጋገጫ ፣የስራ እድል ማስፋት ፣የደረጃ እድገት መመስጠት ነው። ከእዚህም ውስጥ የብቃት ማረጋገጫ ማለት የስልጠና ተቋማት ተማሪዎችን በትክክል ለስራ አዘጋጅቷል ወይ የሚለውን

የኢትዮጵያ ብሔራዊ መጽሐፍ መዛግብት 1980 ዓ.ም አካባቢ በመጻፍት ቃል ለአገር ታሪካዊ መዛግብትን የማጠራቀምና የመጠበቅ ሃላፊነት በመውሰድ አሁን ባለው ስሙና ተቃዋሚ ተቋማዊ አደረጃጀት ተጠናቋል።

ሪፈራል ሆስፒታሎች የአገልግሎት ስፋት ከፍተኛ ስፔሽላይዚሽን ያላቸው እንደ የነርቭ ቆዳ ጥገና፣ የኩላሊት እጥበት እና ውስብስብ የአጥንት ቆዳት ጥገናን የመሳሰሉ አገልግሎቶችን ይሰጣሉ።

ልዩ ፍላጎት ትምህርት አሠራር በኢትዮጵያ የፖሊስ አቅጣጫ መቀላቀል አንዱ ነው። ይህም ዋና መርሁ የኢትዮጵያ ትምህርት ፖሊሲ ዋና አቅጣጫ ልዩ ፍላጎት ያላቸው ተማሪዎችን ከመለየት ይልቅ መቀላቀል ነው።

የፖለቲካ ትችት እይታ ውስጥ የረጅም ጊዜ ዘላቂነት ችላ ማለት አለ ይህም ማለት የፖለቲካ ወሳኞች ብዙውን ጊዜ በአጭር ጊዜ በሚታዩ ጥቅሞች ላይ ያታኩራሉ።

በኢትዮጵያ ውስጥ በሰፊ ከሚታወቁ ዋና ዋና የህፃናት ትምህርት አይነቶች ውስጥ የመሰናዶ ክፍል አንዱ ነው። የዕድሜ የክልሉም በአብዛኛው ስድስት ዓመት ዋና ትኩረቱ በአንደኛ ደረጃ ትምህርትቤቶች ውስጥ ተካቶ ለቅድመ አንደኛ ክፍል ዝግጅት የሚሰጥ ነው።

የህዝብ ፓርክዎርች ከሚሰጣቸው ጥቅሞች አንዱ አካባቢው ጥቅምነ ይህም ማለት የከተማውን ውበት ይጨምራሉ ረንጓሪ አካባቢን ያበዛሉ እንዲሁም የአየር ንጽህናን ይይረዳሉ።

ቤተ መጽሐፍት ማለት የሚለው ቃል ሁለት ቃላት ተዋሃደው የተፈጠረ ነው እነሱም ቤተ ማለት ቤት ወይም ቦታ ማለት ነው። መጽሐፍት ማለት የመጽሐፍ ብዙ ቁጥር ሲሆን መጽሐፍ ዎጅ ማለት ነው።

በጤና እና አካባቢው የሰባዊ መብትእና ፍትህ ተግዳሮት በውሃ ማጥረቢያ ቦታዎች ዲዛይን ኑጹ ሃ እና የማግኘት መብትን ያረጋግጣል የፈሳሽ ቆሻሻ ማስወርገጃ ደግሞ በሽታን በመካከል የሕዝብ ጤናን ይጠብቃል።

የኃይል ማከፋፈ ጣቢዎች የኤሌክትሪክ ኃይል ከማምንጫ ወደ ተጠቃሚው ከመድረሱ በፊት የቦልቲጅ ደረጃ የሚቀየርበት የሚቆታጠርበት እና የሚጠበቅበት ማዕከላዊ ቦታ ነው።